አጨዳ አንዱ የግብርና ስራ ነው ሰብሎች በሚደርሱበት ሰአት ለማጨድ የሚሰባሰቡበት ስርዓት አጨዳ ይባላል።

የጎጃም ማህበረሰብ ባህል ብዙ ጊዜ አርሶ አደሩ ክፍል ፎጣ እና ቁምጣ የመልስ ወይም አለባበስ ስርአት ያላቸው ሲሆኑ በብዛት ቁምጣ የሚለብስ ማኀበረሰብ ያለበት ነው።

ከታዋቂ አባቶች መካከል አቡነ ጴጥሮስን ብንወስድ ሀገራቸውን ኢትዮጵያን የኢትዮጵያን ምድር ጠላት እንዳትገዢ ብለው አውግዞ በስምንት ጥይት ተደብድበው የሞቱ ታላቅና ቅዱስ አባት ናቸው።

ሹፌርነት አንዱ ስራ ነው። የተለያዩ ተሽከርካሪዎችን ከትናንሽ ባጃጅ እስከ ትላልቅ መኪናዎች የማሽከርከር እውቀት ያላቸው በማሽከርከር ላይ ያሉ ሹፌር ይባላል።

ጥብስ ጥብስ እንግዲህ ስጋ በመጠቀም የሚሰራ የምግብ አይነት ሲሆን በፍስክ ወቅት የሚበላ አሪፍ ምግብ ነው።

ቆዳ ጫማ ከጫማ አይነቶች ውስጥ አንዱ ሲሆን ይህም ከተመረተበት አንፃር ከቆዳ የተመረተ ስለሆነ እና በጣም ጠንካራ ጥናት ያለው ተሎ የማያልቅ ጫማ ነው።

ቦቲ ጫማ ቦቲ ጫማ ረዘም ያለ እስከ ጉልበት የሚደርስ ለክረምት ለጭቃ የሚያገለግል በጣም ጠቃሚ ጫማ ጭቃ እንዳይነካን የሚያደርግ ከላይ እስከ ጉልበት ድረስ ቁመቱ የሚወጣ።

ዳቦ የምግብ አይነት በብዛት ከፍርፍር ጋር በቁርስ ሰዓት እንደ ጥቅሞች እንዲሁም ደግሞ ብዛት አገልግሎት የሚዉል የምግብ ዓይነት ነው።

አውሮፕላን በአውሮፕላን በአየር ላይ ወይም ደሞ የአየር ላይ መጓጓዣ ሲሆን በርካታ ሰዎችን የሚይዝ በሁለት ወንድማማቾች የተፈጠረ መጓጓዣ ነው።

ሆስፒታል ሆስፒታል በጣም አስፈላጊ ለማህበረሰቡ በጣም ጠቃሚ የሆነ መሰረተ ልማት ሲሆን ይህም ህሙማን በሰዓቱና በጊዜው መድሀኒት እንዲያገኙ የህክምና እርዳታ እንዲያገኙ የሚሰራና የሚያገለግል መሰረተ ልማት ነው።

ሃብሃብ አንዱ የፍራፍሬ አይነት ነው ይህም በመጠኑ በጣም ትልቅ ተሰንጥቆ ውስጡ ቀይ ቀይ ፓርቱ የሚበላ የፍራፍሬ አይነት እና በጣም የሚጣፍጥ የፍራፍሬ አይነት ሃብሃብ ይባላል።

ማርያም ቤተ ክርስቲያን በጣም ቀደምት የሆነች እና የአማረኛ መፈጠሪያ ብለው አባቶች የሚናገሩለት ታላቅ ድንቃ ታሪክ የያዘች ቦታ ነች እመቤተ ክርስቲያኗ ቀደምት ነች

ከብት እርባታ አንዱ የግብርና ስራ ሲሆን ከብቶችን በማርባት የሚተዳደሩ በተለይ እነዚ ዘላን ብለን የምንጠራቸው ከብት በማርባት የሚተዳደሩ ናቸው።

ስቶቭ አንዱ የቤት ዕቃ ሲሆን ይህም በመብራት የሚሠራ ልክ ምድጃን ተክቶ ምግብ ለማብሳል ነገሮችን ለመስራት የሚያገለግል ዕቃ ነው።

ነብር ነብር የዱር እንሰሳትና በጣም ሃይለኛ ተቆጪ እንዲሁም ደግሞ ዛፍ ላይ ሁሉም የምትወጣ ልክ ድመት የምትመስልና የምትቧጭር እና በጣም ሃይለኛ የሆነች የዱር እንስሳት ነች ።

ድንች ከአትክልት ውስጥ የሚጠቀስ ሲሆን ተተክሎ የሚበቅል የግብርና ምርት ሲሆን ለወጥ የሚያገለግል ልክ ስሩ ከስሩ የሚያፈራ ከላይ የሚያብብ የአትክልት አይነት ነው።

ያክሱም ሀውልት በቁመቱ በጣም ረጅም የሆነ እና በጣም ትልቅ ሐወልት ቀደምት የሆነ ታላቅ የኢትዮጵያ ቅርስ የአክሱም ሐውልትን ኪነ ህንፃና ግንባታ ውስጥ ልንመድበው እንችላለ።

አልጋ ከቤትጥቃዎች ውስጥ አንዱ ሲሆን እይህም ለማረፍለ መተኛቱ የሚጠቅም ከህንጨት ወንም ደግሞ ከብረት እንድሁም ካሽቦ ወይንም ደግሞ ከጠፍር ሊሰራ የሚችል የቤት ውስጥ ጠቃሚ የሆነ ቃ ነው

መከላከያ አንዱ የሕግ አካል አስከባሪ ሲሆን ጠፈርን፣ የሀገር ድንበርን፣ የሚጠብቅ ከጠላት ጋር ሁል ጊዜ የሚዋጋ ሀገርን ከጠላት የሚጠብቅ ነው።

ይህ ልብስ ፋሽን ልብሶችን በተለያየ ዲዛይን በተለያየ የአስራር መንገድ ሰርቶ ማቅረብ ነው ይህም ከተለመደው ወጣ ያለ አስራሪይዞ በመገኘታቸውን

ዶሮ እርባታ ከግብርና ውስጥ የሚመደብ ሲሆን፤ ለዶሮዎች ምቹ ቦታና ቤትን በመምረጥ በመስራት እና ምግባቸውን በማዘጋጀት በጣም በርካታ ዶሮዎችን በመያዝ እንቁላሎችን ማስጣል ማስፈልፈል እና ማርባት ነው።

ውሃ አንዱ መጠጥ ነው። እለት ከለት የሚንጠቀመው እንደውም አሆን አሁን በሽያጭ መልክ መጣ እንጂ በተፈጥሮ ያገኘነው ለሁሉም እኩል የተሰጠን ሀብት ውሃ ነው።

የአፋር ባንዲራ የአፋር ክሌላዊ መንግስት ባንድራ መካከል ላይ አርማው የተመሳቀለ ጀገራ ያለበት ሲሆን ይህም በጣም የሚያስደንቅ አርማ ነው።

ማስታወቂያ ሰራዓተኞችን ለመቅጠር የሚለጠፍ ወይም ደግሞ በቦርድ ላይ ተደርጎ ለሥራ ፈላጊዎች የሚወጣ መስታወቂያ ነው።

የአንገት ብል አንዱ የጌጣ ጌጥ አይነት ሲሆን ወንዶችም ሴቶችም የሚጠቀሙት ከብር ውንም ደግሞ ከወርቅ ሊሆን ይችላል ከብር እና ከወርቅ የሚሰራ ዴስ ሚል ጌጣ ጌጥ ወንም የጌጣ ጌጥ አይነት ነው፡፡

ትምህርት ቤት አንዱ መሠረታው አገልግሎት ሲሆን ትምህርት ቤት ተድራሽ ባልሆነባቸው ቦታዎች ላይ ትምህርት ቤቶችን መገንባት ተማሪዎችን ማስተማር እና ሙህራን ማውጣት አንዱ መሰረታዊው ያገልግሎት ነው።